የእንሰት እና የእርቅ ስርአት ጉራጌወች በዋናነት እንሰት ወይንም ደግሞ የስት ዘዴ ተክል የሚመገቡ ናቸዉ ። ባህላዊ የእርቅ እና የፍት ስራታቸዉ እንደ የሸይ ስራት ሰላም ግንባታ ትልበዠቅ ዋጋ ይሰጣል።

የራስ አገዝ የውሃ አቅርቦት በመንግስትና በግለሰብ እንዲሁም በድርጅቶች ድጋፍ ዜጎች በራሳቸው ጉድጓድ የሚቆፍሩበትና የሚያገኙበት ስርዓት ነው በገጠር አካባቢዎች የውሃ ተደራሽነትን ያሳድጋል።

ያንጉዴ ብሔራዊ ፓርክ በአፋር ክልል የሚገኝ ሲሆን በረሃማ ከረሃማ አካባቢ ያጠቃልላል የሶማሌዎቿና መኖርያ ሲሆን ሌሎችንም የስምጥ ሸለቆ ያስተናግዳ

የአርሲ ተራሮች ብሄራዊ ፓርክ በአርሲ ክልል የሚገኝ እና አዲስ ከተቋቋሙ ፓርኮች አንዱ ነዉ የተራራማ ገፅታን ያካተተ ሲሆን የተለያዩ የአዕዋፍ ዝርያዎችም ይገኛሉ። ወደ ተራራው ለመውጣት ከፍተኛ የሆነ የእግር ጉዞ አለው።

የሰርግ ስነስርአት የሰርግ ስነስርአት እንደ ሰዉ ቢለያይም አብዛኘዉን በቤተሰቦች ስምምነት ይካሄዳል። የሙሽራና የሙሽራ ቤተሰብ ለብዙ ቀናት የሚቆይ ታላቅ ድግስ በማዘጋጀት ዝምድናን ያጠናክራሉ።

አዲስ ከተማ ክፍለ ከተማ ቅርንጫፍ በዋናነት ለከተማው መሃል አካባቢ ነዋሪዎች አገልግሎት ለመስጠት እየተቋቋመ ክፍለ ከተማ ቅርንጫፍ ኢሚግሬሽን ነው

የአለባበስ ባህል አለ እንደ ሃበሻ ቀሚስ ለሴቶች የተሰሩ የባህል ልብሶች ለበዓላት ለሰርግ ይለበሳሉ እያንዳንዱ ብሔር ብሔረሰብ ለራሱ የተለያዩ የልብስ እስታይሎች አሉት።

አቃቂ የከርሰ ምድር የውሃ ጉድጓዶች አሉ በአዲስ አበባ አካባቢ የሚገኙ ምድር ውሃ ስብስብ ነው እንግዲህ ያው በመታመር ለከተማዋ ትልቅ የውሃ አቅርቦት የሚሰጥ ነው።

የነፋስ ስልክ ላፍቶ ጽፈት ቤት አንዱ ምዝግባ ጽፈት ቤት ሲሆን የጽፈት ቤት በደቡባዊ አዲስ አበባ ለሚኖሩ ነዋሪያዎች የልደት ምዝገባን የሚያከናውን የልዴት ምዝገባ ማእከል ነው።

እንቶቶ ፓርክ እንቶቶ ፓርክ በእንቶቶ ተራራ ላይ የሚገኝ የአረንጓዴ ስፍራ እና ከአዲስ አበባ ከፍታ ላይ ያለ መናፈሻ ነው። ሲፕላይን ገመድ መሻገሪያ ብስክሌት መንዳት እና የእግር ጉዞ መንገዶች አሉት።

አለርት ሆስፒታል በተለየ በለይቱ ማቆያ እና በተተጫውቷል። ሽዳዎች እክምና ላይ ከፍተኛ ተሞክሮ ያለ ሆስፒታል ነው እንዲ ኮቪዲ 19 የባሉ ወሽኞች ወቅቱ ትልቅ ሚና ተጫውቷል

ኢቲነደሙ ዲጂታል ህልዝ ኖ ተካሚ መረጃዎችን በኤሌክትሮኒክስ መልክ ለማስተዳደር የማኖዋል ከሆነ ወረቀት ማጽደያት ቦታ እንዳጊዜ አደርጋልጊዜንም ይቆጥባል ቅዙ ሥራዎችን ያቀላል

የሃረር ቅርንጫፍ የሀረር ቅርንጫፍ ሃረር ውስጥ ወይም ደግሞ አረር ክልል አካቢው አስተዳዴር ነዋሪያዎች የፓስፖርት አገልግሎትን እንዳገኙ ተብሎ የተሠራ የፓስፖርት አቅርቦት ማይከል ነው።